ተፈጥሮን እና አካባቢን ለመጠበቅ ከሚያስፈልጉ ግብር ችግኝ ተከላ አለ፣ ቡና መትከል አለ። እና የተለያዩ ተክሎችን ወቅቱን በጠበቀ መልኩ የሚተክል አይነት ነው።

አንጋፋና በህዝቡ በጣም ተወዳጅ የሆኑ የቀድሞ የኢትዮጵያ ብሔራዊ ቡድን አሰልጣኝ ሰውነት ቢሻው ምስል ነው ይመስለኛል።

የተለያዩ ስነስራዓቶች ለምሳል ልክ እንደ ልዳት የቤት የቤተሰብ ስብሰባዎች እና የተለያዩ የተቋማት ስብሰባ የሚካሄድበት የምግብ ስነ ስራዓትን ለማስኬድ የሚያስፈልግ የማስጌጥ ስራዎች የሚያሳዩ።

በኢቲዮጵያ ውስጥ ከሚገኙ ባህሎች መካከል እንስት ሴቶች ባህላቸውን የሚያሳዩበት እንዝርትን በማሽከርከር የጥጥ ፈተላ ስራ መስራትን በማሳየት ሙዚቃ ስመስራትን ያቀርቡ ይገኛሉ።

ይህ በምስሉ ላይ የምናየው ደግሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን የሰርግ ስነ ስረአት ላይ በብብቤተክርስቲያን ውስጥ ለሚፈጸሙ የመዝሙር ስነስራቶች መካከል በሰርግ ላይ የሚዘመሩ መዝሙሮችን የተክሳሩስ የተነሳ ምስል ነው ማለት ነው በሰርግ ስነ ስረአት ላይ የሚዘመር መዝሙር ነው።